ምስሉ ጋር እንግዲህ የምንመለከተው ለመተላለፊያነት፣ ለመጓጓዣነት የሚያገለግል ተንጠልጣይ ድልድይ ነው። ሁለት የተለያዩ ቦታዎችን ለማገናኘት የሚያገለግል ተንጠልጣይ ድልድይ ነው ።

በምስሉ እንግዲ የምንመለተው የቴዎድሮስ ካሳሁን ቴዲ አፍሮ እና የ ባለቤቱን የአምለሰት ሙጬን ምስል ንው ምንመለከተው፡፡ የኢትዮጵያን የእግር ኳስ ቡድን ማሊያን ለብሰው ነው ምንመለከታቸው፡፡

ምስሉ ምን ይመለከታት ግመል የተባለችውን የቤት እንስሳት ነው እንግዲህ በረሃ አከባቢ የምትገኝ ግመል ግመል የተባለች እንስ።

እዚህ የምንመለከተዉ አደፍርስ የሚለውን የልብ ወለድ የልቦለዱ የሽፋን ገጽ ነው ምንመለከተው አደፍርስ የሚባል የልቦለድ መጽሃፍት ነው የአማርኛ ልብወለድ መጽሃፍ ነው።

የምንመለከተዉ እንግዲህ የሴት ፀጉር መሰሪያን ቦታ ነዉ። ማድረቂያዎቹ መቀመጫወቹ ይታዩኛል። የሴቶች የዉበት መጠበቂያ ቤት ነዉ። የሴቶች የዉበት መጠበቂያ ቤት ነዉ።

በምስሉ እንግዲ የምንመለከተው ብርቅየ የሆነውን በሰሜን ተራሮች የሚገኘውን የጭላዳ ዝንጀሮ ምስል ነው። ብርቅዬ እንስሳ ነው በኢትዮጵያ ብቻ ነው የሚገኘው ጭላዳ ዝንጀሮ ይባላል።

በምስሉ እንመለከተው የፍቅር እስከ መቃብር የመጽሐፍ ገፅ ሽፋንን ነው የምንመለከተው የመጽሐፉ ስምም ፍቅር እስከ መቃብር ይባላል። በሃዲስ አለማየሁ የተደረሰው የፍቅር እስከ መቃብር ረጅም ልብ ወለድ የሱን የመጽሐፍ ሽፋን ነው የሚመለከተው።

ምስሉ ጋር እንግድ የሚመለከተው የቤንሻንጉል ጉምዝ ክልልን ባንዴራየምንመለከተው የቤኒሻንጉል ጉምዝ ክልልን የቤንሻንጉል ጉምዝ ክልላዊ መንግሥትን ባንዴራ መለያ ባንዴራ ነው የምንምንመለከተው።

ባህላዊ የጌጣ ጌጥ ነው። ከቀሚስ ጋር ሚለበስ ንግሪክ አሚስ ተየናን መቀነሱት አስሯል ከዛሌ ደግሞ የብረት መስሉ አነሳ ነስ ያሉ ጌጣ ጌቶች አብሮ ከጥለቱ ጋር ይጨመራሉ ማለትነው።

ምስሉጋ እንግዲህ የምንመለከተው የኢትዮጵያ የፌዴራል ፖሊስን አርማ ነው። ሚንመለከተው የፖሊስ አርማኖ መለያቸው አርማ ነው የፖሊስ አርማ ነው።

የምመለከተው ግርግዳ ነው በእምነበረድ የተገጠመ ምስል ባለው ቀለም በተዋበ ደስ በሚል እምነበረድ የተዋበ ግርግዳ ነው እንግዲህ የስነንፃ ውጤት ነው የግንባታ ውጤት ነው ቀለም ባሏቸው እምነበረድ የተዋበ ግድግዳ ነው።

በምስሎ እንግዲህ የምንመለከታቸው የመከላከያ ሠራዊት ያሉት የወታደራዊ ማዕረግ ደረጃዎች ን ነው እንግዲህ ከሻምበል ጀምሮ ያሉትን እስከ ትልቁ ድረስ ያሉትን የሚያሳየን ሻምበል፣ ሻለቃ እያለ ይሄዳል ። እነሱ ወታደራዊ ማዕረጎችን ደረጃዎችን በደረጃ ነው የሚያሳየን ።

በምስሉ ላይ የሚመለከተው የመልከዓ ምድር አቀማመጥ ነው ። ይህም ተራራማ የሚባለው የመልከዓ ምድር አቀማመጥ አይነት ነው ። ተራራማ ነው ፣ በትንሽ የተራቆተም ይመስላል ብዙ ዛፎች አይታዩም ምስሉ ላይ አይመለከቱም የተወሰኑ ዛፎች ነው ያሉት ይህም የአፈር መሸርሸር የተጋለጠ ነው ይሄ ቦታ እና ተራራማ ቦታ ነው ቦታው ።

የምንመለከተው በምስሉ ላይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የአብነት ተማሪዎችን ነው የምንመለከተው። መጽሐፍ ይዞ እየተማረ ነው ትምህርቱን ።ከበስተጀርባው ደግሞ የመማሪያቸው ወይም የማደርያቸው ነው የሚታየን። ከላይ የምንመለከተው የሳር ክዳን ይታየናል። እንግዲህ ምስሉ ላይ የሚታየን ወንድማችን ደግሞ መጽሐፍ ይዞ እየተማረ ነው ማለት ነው። የአብነት ተማሪ ወይም በተለምዶ የቄስ ትምህርት ተማሪ የምንለው ማለት ነው።

ምስሉ ላይ ምንመለከተው የልብስ መደርደሪያ ቁም ሳጥንን ነው ። ተለቅ ያለ በግዝፈቱ በመጠኑ ተለቅ ያለ ቁም ሳጥንን ነው ምንመለከተው። የልብስ መደርደሪያ ነው የቤት እቃ ነው ቁም ሳጥን።

የቁንጅና ውድድር ነው በሀገር ባህል ልብስ ያጌጠች ሴትን ነው የምንመለከተው አንገቷ ላይ ጌጣ ጌጥ አድርጋለች። ጸጉሯን በሚያምር ባህላዊ አሰራር ተሰርታለች። የሀገር ባህል ልብስ ጥልፍ ለብሳለች፥ የቁንጅና ውድድር እያካሔደች ነው።

ምስሉ ጋ የምንመለከተዉ እንግዲህ ኢትዮጵያ ዉስጥ በደንብ በሰፊዉ የሚሸጠዉ የፀጉር መታጠቢያ ሻምፖ ነዉ። አልዉኃ ይባላል። እና ለፀጉለር ፀጉር ለማለስለስ፣ ለማጠንከር በምንታጠብበት ጊዜ ፀጉር እንዳይጎዳ የምንታጠብበት ሻምፖ ነዉ። "አልዉኃ" ይባላል ስሙ።